ይህ እንግዲህ በምስሱ ላይ የምትመለከቱት ምስል ባህላዊ የመጓጓዣ መንገድ ከሆኑት አንዱ ከአንድ ቦታ ወደ 1 ቦታ የሚጓጓዙበት በአህያ ነው። እንግዲህ አህያ ብዙ ጥቅም ያለው ሲሆን፤ ይህም ጥቅም አንዱን እንደ ዘመናዊ ትራንስፖርት ይሁን ባህላዊ የትራንስፖርት ሆኖ በመሆን ያገለግላል ማለት ነው። እና በከተማዋ ላይ የሚታዩ አህያ የሆነ ሰው እየነዳው እና በጎን በኩል እንደገና የተለያዩ ተሽከርካሪዎች ይታያሉ ማለት ነው።

ይህ እንግዲ በሙስና የምትመለከቱት በገጠር የሚገኙት ተማሪዎች እንዴት ትምህርታቸውን እንደሚማሩ እንግዲህ የሚያሳየው የፊደል ገበታ ከፊት ለፊት ቆመው ሁለት አማሮ ገበቷን የቆጠሩ እንዲሁም ግማሾቹ እነሱ አንድ ሶስት ሰዓት ደግሞ ወደፊት ለፊት ዙረው ነው ማለት

ይህ እንግዲህ በምስል ላይ የምመለከተው የታዋቂ ሰውየው ሀውልት እዚ ጋር የባስቶፖል ያለበት ያለበት እንዲሁ አርማ ያለበት ሰው ይታያል እንዲሁም ከታች የፋሲካ እንዲሁም አርማው ቢጫ እና ነጭ የመሰለ አርማ ፎቶ እየተነሱ ሰዎች ተሰብስበው እናያለን

ይህ እንግዲህ በምሱ ላይ የምትመለከቱት አርማ ሲሆን ይህ ማርማ የሚያስቷውቀው ሰላሜ የሚል ማማርኛ ጸብበት ከላይ ከታች እንደገና ሰላሜ የሚል በግዜ ጸብበት ኤስኤም ሁሉም ካፒታል ሲሆን ሰላም የሚለው ከታች እንደገና ሁለት ርግቦች ያሉበት ሲሆን ሁለት ርግቦች እንደገና በአረንጓሪ ቀለሜ የተቀቡ ሲሆን ከታች እንደገና አረንጓዴ ቦታ ያለው ነው።

ይህ እንግዲህ በምስል ላይ የምንመለከታቸው 2 ህጻናቶች እድሜያቸው ከ18 በታች አንዲቱ በጣም አጭር እንዲሁም አንደኛው ነው የሚታዩት ወደፊት አንደኛው ወደኋላ ተቃቅፈው ነው የሚታዩት ማለት ነው።

ይህ እንግዲህ በምስሉ ላይ የምንመለከታቸው እንግዲህ የሙሽሮች መኪና መኪናዎቹ በጣም ወደፊት ሲሆን በአንዱ መኪና መካከል ላይ ያለው መኪና የሙሽሮቹ መሃል ላይ መኪና ላይ ይታያሉ እንደገና ከጎና አካባቢ የጋራ መኖሪያ ቤት ያላቸው እንዲሁም ሰዎች ያለመኪና ያለበት ይታያል ማለት ነው።

ይህ እንግዲህ በምስሉ ላይ የምትመለከቱት በጣም ታዋቂ የሆነ ሰውየ ነው እንግዲህ ይሄ ሰውዬ ዘፋኝ ጥላሁን ገሰሰ ይባላል። እንግዲ የድምጽ መቅጃውን እጅ ላይ አድርጎ ተመስጦ በጣም እየዘፈነ ነው የምናየው ማለት ነው።

ይህ እንግዲህ በሙስላምን መለከተው እንግዲህ ማስተዋቂያ ነው እንግዲህ ይህ ማስተዋቂያ የተነሳው በጋላክሲ ኤሳሃይ በሚባል ስልክ ነው እንግዲህ ይህ ማስተዋቂ የሚነግረን ኤፌስ ወርል ቴኳንዶ ማስለተኛ ክለብ ም በእንግሊዝኛ ፌስ ወርል ቴኳንዶ ዱu ክለብ የሚል ማስተዋቂያ ነው እንግዲህ በመስተዋቂያ የምነቸው ነገሮች የምሳቸው ሀገልሎት ምዝገባ ጀመረ ናል የተለቢው አድራሻዎች እንዲሁም አድራሻ የሚሊ ሊቆ ስፒታል ፊት ለይፊት እናምን እያለ የሚገልጽ ነው፡፡

ይህ እንግዲህ በምስሉ ላይ የምንመለከተው የታሸጉ መጠጦች ማስታወቂያ ነው በመካከል ላይ የምናየው ስልሳ አምስት ብር ተብሎ በአማርኛ የተፃፈበት ኮካ ኮላ የሚል የታሸገ መጠጥ ነው በጎን በኩል እንደገና አንዱ ሊትር ሃያአምስት ብር የሚል ዋን ውሃ የሚል የታሸገ መጠጥ ነው። በሌላኛው በኩል እንደገና ቦስ የሚል ሃይሁለት ብር ተብሎ የታሸገ መጠጥ ነው ከላይ ደግሞ በአነስተኛ ዋጋ የሚል ጽሁፍ ተጽፏል ማለት ነው።

ይህ እንግዲህ በምሱን ላይ የምትመለከቱት ከፍስግ ምግቦች አንዱ ስጋ ሆኖ በዚህ ሥጋ ላይ ደግሞ አዋዜ እና ቢሎዋ የመሳሰዱት እና ይጥብስክተል እና ሽኩርት እንጀራ የመሳሰሉት በአንድ ትል ላይ ተረድረው ይሚታዩ ቦታ ነው፡፡

ይህ እንግዲ በምስሉ ላይ የምትመለከቱት እንግዲህ ስለህንጻ እንግዲ ስነ ህንፃ የተለያዩ ግንባታዎችን ባለ 5 ፎቅ ባለ 6 ፎቅ ግንባታዎች ከታች በኩል ደሞ ብዙ መኪናዎች የበዙበት ከተማ የሚመስል ቦታ ነው።

ይህ እንግዲህ በምስሉ ላይ የምንመለከታው ማስተዋቂያ ሲሆን ይህ ማስተዋቂያ የሚገልጸው ደግሞ ኪን ኦፍ ሼቫ ማተሚያ ቤት የሚል እስከነ አርሞው ከታች ደግሞ በእንግሊዘኒ ኩይን ኦፍ ሼቫ ፕሪንቲንግ ፕረስ የሚል በእንግሊዘኛያ ጽሑፋለ ከታች እንደገና ኦፍስት ፕሪንቲንግ ዲጂታል ፕሪንቲንግ ሲልክ ስክሪም ፕሪንቲግ ፕሮሞሽን አይተም የሚል በእንግሊዘኛ የተጻፉ በተለያየ ከለር የቀረቡ አሉ ።ከታች እንደገና ስልክ ቁጥራቸው እና አድራሻቸዋለ አለ ማለት ነው።

ይህ እንግዲህ በምሱሉ ላይ የምትመረከቱት ማስተዋቂያ ሲሆን ይህ ማስተዋቂ የሚገልሰው ሰላም ፕሪንቲንግ እና አድቨርታይዝ ፎከስልን ኳቲይ ኮሚትር ቱዩ እንደገና ከታች ስል ከውጥሩ እንደገና ለግሞ ከታች የመሰሪያው ዓይነት እንዲሁም ማኅተምና ኩባንያ በ15 ደቂቃ እንግዲሁም ለማስተዋቂያ ቤቶች ልዩ ቅናሽ ስ 5%ሰን የሚል እንዲሆን የባህል ልብስ ያለበት ምንም እንደሚሰሩ ዝጋ የሚያሳይ ነው።

ይህ እንግዲህ በምስሉ ላይ የምንመለከታው ጥበብ እና ባህልን የሚገልፁ የተለያዩ ጎጆዎች ከሳርና ከእንጨት የተሰሩ ጎጆዎች ተሰባስበው የሚገኝዱ ቦታ ነው። እንግዲህ ይህ ቦታ የተለያዩ ዛፎች እና አጫጭር ፅዋቶች አሉበት ሲሆን ሉን በዘያሉ ከሳርና ከእንጨት የተሠሩ ጎጆዎች ያሉበት ነው።

ይህ እንግዲህ በምሱል ላይ የምትመለክብት በሰፊ እርሻ ላይ የሚያምድ በጣም አረንጓዴ የሆነ ነገር ነው። እንግዲህ ይህ እጽዋት በርበሬ በመንባ ይታወቃል። እንግዲህ ይህ በርበሬ ቀላ እስከሚል ድረስ ብዙ እንትኖች ያሉት ሲሆን፤ እዚህ ጋደሙ የሚታየው በጣም ሰፋ ያለ ቦታ ላይ እየተዘራር የሚገኙ ማለት ተዘርቶ በቅሎ እንዲሁም ደርሶ ምናየው ማለት ነው።

ይህ እንግዲህ በሙስላ የምትመረከቱት መጋልት ሲሆን ይህ መጠጥ የሚያሳየው በሆነ ማንኪያ እና ብርጭቆ ላይ የተደረገ ቡናና ሻይ ነው። እንግዲህ ይህ ቡናና ሻይ ስፕሩግ ተደባልቁ በንድ ላይሆኖ በአንድ ብርጭቁ ሆኖ የሚያሳይ እንደገና ከቦ እንደግሞ ስጓረ ልደሆመም አለት።

ይህ እንግዲህ በምሱ ላይ የምንመለከተው እግዳ አስልናቂ የተፈጥሮ ፍልውሃ በአፋር የሚል በአማረኛ እንዲሁም በነጭ ቀለም የተጻፈ እንዲሁም ይህ ጽሑፉ በሰማዊ የመደብ እንደተቀለመ ሲሆን እንዲሁም ከዳር የሆነ ጭስ ነጭ ጭስ ምናምን ይታያል እንደገና ከሦስት ሰዎቹ አሉ ሁለቱ መሬቱ ጋር ቁጭ ብለዋል አንድኛው ዳር ላይ እንተንያለነው ትንሽ ምስሉ እንደሚያሳየው ትንሽ የፍልውሃ ይመስላል ማለት ነው።

ይህ እንግዲህ በምስሉ ላይ የምትመለከቱት አርማ ነው። እንግዲህ ይህ አርማ የሚገልፀው "ሆላንድ ዲያሪ" ሚል በእንግሊዝኛ የተፃ ሲሆን ፤ኤች ኦ ኤሌ ኤል ኤ ኤን ዲ ከታች ደግሞ ዲ ኤ አይ አር ዋይ wይ እግዲህ ከላ ያላት ግዲ ላይ እንደገና ደግሞ የቅጠል ምልክት ያለበት ነው ማለት ነው።

ይህ እንግዲህ በምሱል ላይ የምትመለከቱት ምግብ ነ እግይህምግብ ቃሪያው በማህል ተሰንጥቁ እንግዲህ ቀይሽን ኩርት አካትፎውን የተደረግብት ማለ ነው ይህ እንግድ እንደገና ይህ ደግሞ በሰሐል ላይ ተቀምጡ ቃሪያው ተሰንጥኩ በማሃሉ ደግሞ ነጭ ቃይሽን ኩርት ያለበት ነው አል።

ይህ እንግዲህ በምስሉ ላይ የምትመለከቱት በጋላክሲ ኤስሃያ ስልክ የተነሳ ሲሆን ይህ ምስል በ አዲስ አበባ በአራዳ ክፍለ ከተማ የጃንሜዳ ጤናጣቢያ በሄላ እንድምቀታች በእንግሊዝኛ አድሳባ ስቲ ገርማት አ4ዳ ሰብሲቲ ጃን ሜራ ሄልሴንተላ እንድምቀታች የስልቁጥራ አደራሻ አላቸው እንዲሁም ከሆነ መኪና እንዲሁም ጤና ጣቢያው አለ ማለት ነው።

ይህ እንግዲህ በምስሉ የምትመለከቱት አገራችን ላይ ካርዱ ጫማዎች ነው እነዚህም ጫማዎች አንዱ ኦልሳር ነው ኦልሳል ኮንቨርስ ወየማጭሩ ኮንቨርስ ነው የእንግዲ የምናዩው ጥቁር ማስቀመጫ አላይሆኖ ኦልሳል ኮንቨርሱን የሚያሳይ ነው እንግድ ሌዘር ነው ኦልሳል ኮንቨርሱ እንደገና ደግሞ ነጭ በጥቁር የሆነ ኦልሳል ኮንቨርስ ነው ።